ጫማዎች የሰው ልጆች እግራቸውን ለመሸፈን ወይም ደግሞ እግራቸውን ከአደጋ ለመከላከል የሚያደርገውጕቸው ሲሆን የተለያዩ የጫማ አይነቶች አሉ ለምሳሌ ስሊፐር ታኮ ጫማ ሸራ ጫማ የመሳሰሉትን ይጠቀሳሉ::

መፅሐፍት የተለያዩ እውቀቶችን ከማግኘት የምናነባቸው ነገሮች ሲሆኑ መፅሐፍት ወይ ልብ ወለድ ወይም ደግሞ ትምህርታዊ ሊሆኑ ይችላሉ:: መፅሐፍት ብዙውን ጊዜ ጥልቅ የሆነ እውቀትን ለማግኘት የሚያገለግሉ ናቸው::

ቱሪዝም በተለምዶ ጭስ አልባዉ ኢንዱስትሪ በመባል የሚታወቀዉ ለአንድ አገር የገቢ ማስገኛ ዘዴ ሲሆን ሀገራት ያሏቸዉን ተፈጥሮም ይሁን ሰዉ ሰራሽ ለዉጭ ለጎብኝዎች የሚያስጎበኙበት ዘዴ ነዉ።

ግብርና በአለም ላይ ጥንታዊ የሆነ የስራ ዘርፍ ሲሆን፤ ሰዎች የሚመገቡትን ምግብ ለማምረት ወይም ደግሞ ለማዝመር የሚከውኑት ስራ ነው።

ቱሪዝም ማለት በአብዛኛው ዘንዳ ጭስ አልባ ኢንዱስትሪ በመባል የሚታወቅ ለሀገር የገቢ ምንጭነት የሚያገለግል ሲሆን፤ ሀገራት ያሏቸውን ተፈጥሯዊና ሰው ሠራሽ ቅርሶች ለውጭ ጎብኚዎች እንዲሁም ለሃገር ውስጥ ጎብኚዎች የሚያስጎበኙበት እና ገቢ የሚያገኙበት ዘዴ ነው።

የሱፐር ማርኬት መርቶች ሱፐር ማርኬት ውስጥ ሂደን ልንገበያቸው ወይም ደግሞ ልናገኛቸው የምንችል የሚችሉ ምርቶች ወይም ደግሞ ነገሮች ሲሆኑ ብዙ ጊዜ የሱፐርማርኬት ምርቶች ፍረሽ እንዲሁም ደግሞ የታሸጉ ናቸው።

ምግብ ማለት ሰዎች የተለያዩ ንጥረ ነገሮችን ለማግኘት ሲሉ የሚወስዳቸው የሚመገቧቸው ንጥረ ነገሮች ሲሆኑ የተለያዩ የምግብ ዓይነቶች አሉ። ለምሳሌ፦ እንጀራ ፍራፍሬ የመሳሰሉትን መጥቀስ ይቻላል።

ማህበረሰብ ማለት በአንድ አካባቢ የሚኖሩ የራሳቸው ባህል ፣ወግ፣ ልማድ፣ ያአስተራረስ ፣የአኗኗር ዘዴ ያላቸው የህብረተሰብ ወይም ደግሞ የሰዎች ስብስብ ማለት ነው።

ሥነ ሕንፃ ስለ አንድ የህንጻ አሰራር ሰነ ዘዴ ማጥናት ሲሆን ፤ የተለያዩ ሀገራት የራሳቸው የሆነ የሥነ ሕንፃ ዘዴ አላቸው። ለምሳሌ ኢትዮጵያ እንደ አክሱም ፣ እንደ ፋሲል እንዲሁም ደግሞ እንደ ላሊበላ ያሉ የሥነ ሕንፃ ዘዴዎችን መጥቀስ ይቻላል።

ሃይማኖት ማለት አንድ ግለሰብ ሊሆን ይችላል ወይም ደግሞ አንድ ማህበረሰብ ይሁነኝ ብሎ በፍቃዱ የሚከተለው እምነት ሲሆን በኢትዮጵያ በጣም የተለያዩ የሃይማኖት ተቋማት አሉ:: ከነዚህም ዉስጥ ኦርቶዶክስ ተዋህዶ ታዋቂ ነው:+

ታዋቂ መሪዎች አባቶች አንድ ማህበረሰብ ወይም ህብረተሰብ የከበራቸው የዕድሜ ባለፀጎች ሲሆኑ በዛህ አካባቢ የሚፈጠሩ ግጭቶች ቢኖሩ ወይም ደግሞ አለመግባባቶች በሽምግልና የሚፈቱ አካላት ናቸው።

ሱፐር ማርኬት፤ ሱፐር ማርኬት ምርቶች ከሱፐር ማርኬት ሄደን የምንገበያቸው ወይም ደግሞ የምናገኛቸው ምርቶች ሲሆኑ ለምሳሌ ያክል የታሸጉ ምግቦች እንዲሁም ደግሞ ፍረሽ የሆኑ የግብርና ውጤቶችን ልናገኝ እንችላለን።

አትክልት በጓሯችን ወይም ደግሞ በጥልቅ ማሳ ላይ የሚመረቱ የግብርና ውጤቶች ሲሆኑ ሰዎች ለምግብነት ይጠቀሟቸዋል። ለምሳሌ ያህል ጎመን ፣ ጥቅል ጎመን ያበሻ ቀይስር፣ ካሮት የመሳሰሉት መጥቀስ ይቻላል። ደ

ምግብ ቤቶች ለሰዎች ምግብ ሰርተው የሚሸጡ ወይም የሚያቀርቡ ናቸው። እህቶች ውስጥ የተለያዩ የምግብ ዓይነቶችን አዘን መጠቀም እንችላለን።

ቤተሰብ ማለት፦ እናት፣ አባት እንዲሁም በውስጡ ልጆችን አጠቃሎ የሚይዝ የአንድ ሀገር መሠረት የሆነ ትልቅ ተቋም ነው።

መኖሪያ ቤት ከእንጨት እና ከጭቃ ወይም ደግሞ ከብሎኬት እና ከሲሚንቶ ሊሰራ የሚችል ሰዎች እራሳቸውን ከብርድ ፣ ከጠላት እንዲሁም ከተለያዩ አደጋዎች ለመከላከል የሚቀልሱት መኖሪያ ነው ።

ባንዲራ የአንድ ሀገር መለያ ምልክት ሲሆን እንደ ሀገርን ከሌላው ሀገር መለየት ሆኖ ያገለገላለ በዛ በተጨማሪ ደግሞ የአንድን ሀገር ማንነት ያንፀባርቃል ማለት ነው።

ጌጣጌጥ ካለን ተፈጥሯዊ ዉበት ላይ የተሻለ ለመዋብ ስንል የምንጠቀማቸው ነገሮች ሲሆኑ ለምሳሌ ያክል የእጅ ሰዓት የአንገት ሀብል የመሳሰሉት ናቸው::

ግብርና ማለት አንድ የስራ መስክ ሲሆን ሰዎች የራሳቸውን ምግብ እንዲሁም ደግሞ ለገበያ የሚተርፍ ምግቦችን ሰብሎችን ወይም አዝመራዎችን የሚያመርቱበት ዘዴ ነው:: በኢትዮጵያም ጥንታዊ የሆነ ታሪክ አለው::

ኤሌክትሮኒክስ ማለት የተለያዩ በኮረንቲ የሚሰሩ በቤታችን ወይም ደግሞ በቢሮ ላይ የሚያገለግሉ ኮሳቁስ ሲሆኑ ለምሳሌ ያህል ላፕቶፕሥ ፥ቴሌቪዥን ፥መፍጫ ሊሆን ይችላል የመሳሰሉትን ይገልፃል።

ስነ- ህንፃ ማለት ስለ አንድ የልንፃ አሰራር ዘዴ የሚያጠና ወይም የሚያትትት ዘርፍ ሲሆን ሃገራት የራሳቸው የሆነ የስነ-ህንፃ ዘዴ አላቸው።

ተፈጥሮ በምድር ላይ ያሉ ህይወት ያላቸው ሂወት የሌላቸው ነገሮች በአጠቃላይ ጠቅልሎ የያዘ ቃል ሲሆን በተፈጥሮ ውስጥ ሂወት ያላቸው ነገሮች ለምሳሌ እንስሳት እጽዋት የመሳሰሉት እንዲሁም ደግሞ በውሃ በአፈር የተለያዩ ጥቃቅን ኦርጋኒዘሞች ።

ሕግ አስከባሪ ሕግ እንዲከበር የሚያደርጉ አካላት ሲሆኑ ሕግ አስከባሪዎች አንድ የወጣን ሕግ ተግባራዊ እንዲሆን የሚያስችሉ አካላት ናቸው::

መናፈሻ ሰዎች የራሳቸውን ዘና ለማድረግ ፈታ ለማድረግ የሚጠቀሙባቸው የተለያዩ ቦታዎች ሲሆን ለምሳሌ ያህል እኔ ሆቴሎች ባሮች እና የመሳሰሉትን መጥቀስ ይቻላል::

መኖሪያ ቤት የሰው ልጆች ራሳቸውን ከብርድ ከተለያየን አደጋ ለመከላከል ሲሉ ከጭቃ ሊሆን ይችላል ወይንም ደግም ከብሎኬት ሰርተው ገንብተው የሚኖሩበት መኖሪያ ነው::

ሃይማኖት ማለት አንድ ሰው በፍቃዱ ይ ሁንብኝ ብሎ የሚያምነው ወይም ደግሞ በፈቃዱ የሚያመልከው እምነት ሲሆን ሃይማኖት የተለያዩ የሀይማኖት አይነቶች አሉ ለምሳሌ ክርስትና እስልምና እና የመሳሰሉት ናቸው።

ምግብ ቤቶች ለሰዎች ወይም ደሞ ለተጠቃሚዎች ምግብ ሰርተው የሚያቀርቡ ሲሆኑ ምግብ ቤቶች ዉስጥ በመግባት ምግብ አዝዘን መመገብ እና መጠቀም እንችላለን::

ሰዎች ተፈጥሯቸው የሰጣቸው ውበት ላይ የተሻለ ለመሆን ሲሉ የሚያደርጓቸው መዋቢያዎች ሲሆኑ ከጌጣጌጥ ውስጥ ለምሳሌ የጆሮ ሊሆን ይችላል የአንገት እና የመሳሰሉት ናቸው

ስራ ማለት አንድ ራሱን ሰው ለማስተዳደር ሲል የሚያደርገው ወይም የሚካውነው ድርጊት ሲሆን በምላሹ ገንዘብ ሊያስገኝ ማለት ነው እና ጠንካራ የስራ ባህል ለራስ እንዲሁም ለሀገር ጠቃሚ ነው።

ጉዞ ማለት አንድ ሰዉ ሊሆን ይችላል ወይም ደግሞ አንድ ነገር ከአንድ ቦታ ወደ ሌላ ቦታ የሚያደርገዉ እንቅስቃሴ ማለት ነዉ። ጉዞ ብዙ ጊዜ በእግር ሊሆን ይችላል። ወይም ደግሞ በተሽከርካሪ ልናደርግ እንችላለን።

አፄ ምኒልክ ዳግማዊ : የኢትዮጵያ ንጉሠ ነገሥት ነበሩ። የዘመናዊቷ ኢትዮጵያ መሥራች ከሚባሉት አንዱ ሲሆኑ፣ የአገሪቱን አንድነት በማስከበር እና የአድዋን ታላቅ ጦርነት በማሸነፍ ይታወቃሉ። የአዲስ አበባ ከተማን የመሰረቱትም እሳቸው ናቸው።

ፖለቲካ ማለት አንድ ሀገር መንግስት ህዝቦችን ለመምራት ወይም ደግሞ ለማስተዳደር የሚጠቀመው ዘዴ ማለት ሲሆን በአለም ላይ የተለያዩ የፖለቲካ ዘዴዎች ወይም ስልቶች አሉ።

እነዚህ መሪዎች በጠንካራ አመራራቸው፣ በጽናታቸውና ለአገራቸው ባላቸው የማይናወጥ ፍቅር ለትውልድ ትልቅ ትምህርት ይሰጣሉ

ንግድ ማለት በሻጭና በግዥ መሃል የሚደረግ ግብይት ወይም ልውውጥ ሲሆን ሻጩ የሚሸጠውን ነገር ይዞ ይቀርባል ገዢው ደግሞ ብር በመስጠት የሚያደርጉት ልውውጥ ንግድ እንለዋለን።

ፖለቲካ አንድ ሀገር ማለት ህዝቦች አንድ ሀገር መንግስት ህዝቦችን ለማስተዳደር ወይም ደግሞ ለመምራትየሚጠቀምበት ወይም ደግሞ ስለዚያ ዘዴ የሚያጠና ሳይንስ ማለት ነው።

የገጠር መንገዶች: የገጠር አካባቢዎችን ከከተሞች ጋር በማገናኘት የኢኮኖሚና ማህበራዊ እድገትን ያፋጥናሉ።

ህግ አስከባሪ ማለት የወጡ ህጎችን ደንቦች ተግባራዊ እንዲሆኑ የሚያስችሉ አካላት ሲሆኑ የተለያዩ የህግ አስከባሪ አካላት መጥቀስ ይቻላል ለምሳሌ፦ ፖሊስ፣ ሚሊሻ፣ መከላከያ የመሳሰሉት

ስነ ህንፃ ስለ ህንፃ አሰራር ዘዴ የሚያጠና ዘዴ ሲሆን የተለያዩ ሀገራት የራሳቸው የሆነ የስነ ህንፃ ዘዴ አላቸው ለምሳሌ የኢትዮጵያ የራሷ የሆነ የስነ ህንፃ ዘዴ ያላት አገር ናት። ከስነ ህንፃ ቱርፋቶች ውስጥ ፋሲል፥ ላሊበላ፥ ጎንደርን መጥቀስ ይቻላል።

ግብርና በአለም ላይ ትልቅ እና ጥንታዊ ሙያ ነው ። በግብርና የሰው ልጅ ምግቡን በራሱ ሚያመርትበት ዘዴ ነው ።

የሱፐር ማርኬት ምርቶች፦ ከሱፐር ማርኬት ሂደን የሚገዛቸው እና በጣም ፍሬሽ የሆኑ ምግቦችእንዲሁም ደግሞ የታሸጉ ምግቦች ማለት ነው። የሱፐር ማርኬት ምርቶች ብዙ ጊዜ ለጤና ጥሩ ናቸው።

ማስታወቂያ ማለት ስለአንድ ድርጅት ወይም ደግሞ ስለ አንድ ነገር ይበልጥ በደምበኛ ወይም ደግሞ በተጠቃሚ ሀንድ ታዋቂ እና እና ተፈላጊ እንዲሆን የሚያስችል ሲሆን ማስታወቂያዎች ብዙ ጊዜ በቴሌቪዥን ወይም ደግሞ በሬድዮ ዓለም በማህበራዊ ሚዲያ ሊተላለፉ ይችላሉ።

ውሃ ለሰው ልጅ ሕይወት እጅግ አስፈላጊ የሆነ መጠጥ ሲሆን የሰውነትን ሙቀት ለመቆጣጠርና ተግባራትን ለማከናወን ይረዳል።

ጉዞ አዳዲስ ቦታዎችን ለመዳሰስ ሲሆን ቱሪዝም ለመዝናናትና ለመማር የሚደረግ እንቅስቃሴ ነው። ስደት ደግሞ የተሻለ ኑሮ ፍለጋ ወይም ከአደጋ ለመዳን የሚደረግ የቦታ ለውጥ ነው።

ጉዞ አዳዲስ ቦታዎችን ለመዳሰስ ሲሆን ቱሪዝም ለመዝናናትና ለመማር የሚደረግ እንቅስቃሴ ነው። ስደት ደግሞ የተሻለ ኑሮ ፍለጋ ወይም ከአደጋ ለመዳን የሚደረግ የቦታ ለውጥ ነው።

የቤት ዕቃዎች ለመኖርያ ቤቶች ምቾትና ተግባራዊነት የሚውሉ እንደ ሶፋ፣ አልጋና ጠረጴዛ ያሉ ቁሳቁሶች ሲሆኑ የቢሮ ዕቃዎች ለሥራ ምቹ ሁኔታ ይፈጥራሉ።

ባንዲራ ማለት አንድ ሃገር ከሌላው ሀገር የምትለይበት ወይም ደግሞ የምትገለጽበት ምልክት ሲሆን የተለያዩ ሀገራት የራሳቸው የሆነ ባህላቸውን ወጋቸውን ልማዳቸውን እንዲሁም ደግሞ ታሪካቸውን የሚገልጽ ባንዲራ አላቸው ::

የሱፐርማርኬት ምርቶች ከሱፐር ማርኬት ሄደን የሚገዛቸው ወይም ደግሞ የምናገኛቸው ነገሮች ሲሆኑ፤ ለምሳሌ ምግብ ሊሆኑ ይችላሉ። አሊያም ደግሞ የተለያዩ የአትክልት ፍራፍሬ የመሳሰሉትን መጥቀስ ይቻላል።

ባህል ማለት የአንድ ማህበረሰብ ወይም ደግሞ የአንድ ቤተሰብ በሚኖርበት ጊዜ ያ ከአባታቸው ወይም ደግሞ ያዳብራቸው ልማዶች ወይም ደግሞ እያኗኗር ዘዴዎችን የሚገልጽ ቃል ነው ::

የውበት መጠበቂያ ሰዎች ውበታቸውን ተፈጥሯዊ ውበታቸውን ለመጠበቅ ሲሉ የሚጠቀሙባቸው የተለያዩ መዋቢያ እቃዎች ሲሆኑ ለምሳሌ ኩል ሊሆን ይችላል እንደውም ደግሞ የፀጉር ቅባት ሊሆን ይችላል እንዲሁም ደሞ የሰውነት ቅባት የመሳሰሉት ናቸው።

መጠጦች ለስላሳ መጠጦች ሊሆኑ ይችላሉ ደግሞ ያልኮል መጠጦች ሰዎች እራሳቸውን ዘና ለማድረግ ሊሆን ይችላል ወይም ደግሞ የተለያዩ ንጥረ ነገሮችን ለማግኘት ሲሉ የሚወስዷቸው ናቸው::

ማህበረሰብ ማለት በአንድ አካባቢ ላይ የራሳቸው የሆነ የሚከተሉት የራሳቸው የሆነ ሃይማኖት የሆነ አኗኗር ባህል ልምድ ዘዬ ያላቸው የህዝብ ስብስቦች ናቸው ::

ቡና ቤት ማለት ብዙው ጊዜ መጠጥ ወይም ደግሞ ሴተኛ አዳሪዎች የሚገኙባቸዉ ቤቶች ሲሆኑ ቡና ቤቶች ብዙውን ጊዜ በማታ ስራ ይሰራሉ።

ማስታወቂያ ማለት ስለ አንድ ነገር ወይም ደግሞ ስለ አንድ ድርጅት ወይም ደግሞ ስለ አንድ ቁስ የሚገልጽ ሲሆን ይበልጥ በደምበኛው ዘንዳ ታዋቂ እና ተፈላጊ እንዲሆን ያስችላል።

ስራ ማለት የሰው ልጆች እራሳቸውን ለማኖር ሲሉ ወይም ደግሞ ገቢ ለማግኘት ሲሉ የሚሰሯቸው ወይም የሚከውኗቸው ድርጊቶች ሲሆኑ የተለያዩ የስራ ዘርፎች አሉ ። ከእዚህም ውስጥ ግብርና ፣ ንግድ ማንሳት ይቻላል ።

መጓጓዣ የሰው ልጆች ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ ሲሉ የሚጠቀሟቸው ሲሆን፤ ባህላዊ የሆኑ መጓጓዣዎችን ውስጥ ለምሳሌ በቅሎ፣ ፈረስ መጥቀስ ሲቻል። ከዘመናዊ ደግሞ መኪና፣ ባቡር መጥቀስ ይቻላል።

መጽሐፍት ሰዎች የተለያየ ዕውቀትን ለማግኘት ሲሉ የሚያነቡዋቸው ሲሆኑ ለምሳሌ ልብ ወለድ መጽሐፍ ሊሆን ይችላል። ደግሞ ትምህርታዊ መጽሐፎች ሊሆኑ ይችላሉ።

ማስታወቂያ ማለት አንድን ተቋም ሊሆን ይችላል ወይም አንድን ግለሰብ ወይም ደግሞ አንድን እቃ በገዥው ወይም በሸማቾ ዘንድ የተሻለ እውቅና እንዲያገኝ የሚያስችልበት ዘዴ ማለት ነው።

ሙዚቃ ማለት ሰዎች ራሳቸው ዘና ለማድረግ ወይም ፈታ ለማለት ከዛም አልፎ ደግሞ ትልቅ የሆኑ መልዕክቶችን ለማስተላለፍ የሚጠቀሙባቸው ዘዴ ናቸው በኢትዮጵያ የተለያዩ የሙዚቃ ስልቶች ወይም ዘዴዎች አሉ ለምሳሌ ባቲ፤ ትዝታ መጥቀስ እንችላለን።

ትምህርት ሰዎች ራሳቸውን ለማስተማር ዕውቀት ለማሳወቅ የሚጠቀሙባት ዘዴ ሲሆን እና ትምህርትን ከትምህርት ተቋማት ልናገኝ እችላለን እንዲሁም ራሳችንን በመጽሐፍት ልናስተምር እንችላለን፡፡

መሠረተ መሠረታዊ አገልግሎት አንድ ድርጀት ለተጠቃሚ የሚያቀርባቸው ምርቶች ወይም ደግሞ አገልግሎቶች ሲሆኑ ደንበኛው እነዚህ መሠረታዊ አገልግሎቶች ከዛ ድርጅት ወይም ደግሞ ከዛ ተቋም ይጠብቃል።

ሥነ ሕንፃ ማለት ስለ ህንጻ አሰራር የሚያጠና ወይም ደግሞ የሚያትት ሳይንስ ዘርፍ ሲሆን ፤ የተለያዩ ሀገራት የራሳቸው የሆነ የሥነ ሕንፃ ዘዴ አላቸው። የኢትዮጵያን ስናይ የራሱ የሆነ የሥነ ሕንፃ ዘዴ ያላት አገር ናት።

መጓጓዣ የሰው ልጆች ከአንድ ቦታ ወደ ሌላ ቦታ ለምንቀሳቀስ ወይም ደግሞ ለመጓጓዝ ሲሉ የሚጠቀማቸው ነገሮች ሲሆኑ ለምሳሌ ከባህላዊ መጓጓዣዎች ውስጥ ፈረስ ፣በቅሎ መጥቀስ ይቻላል ። ከዘመናዊ ደግሞ መኪና ፣ባቡርን መጥቀስ ይቻላል ።

ማስጌጥ ማለት አንድን ቤት ሊሆን ይችላል ወይም ደግሞ አንድን ነገር የተሻለ ዉብ ማራኪ እንዲሆን ለማድረግ ወይም ደግሞ የማድረግ ዘዴ ሲሆን። የተለያዩ ነገሮችን ተጠቅመን ልናስጌጥ እንችላለን።

ፋሽን ማለት በአንድ ጊዜ ወይም ደሞ በአንድ ወቅት ሰው ተግባብቶ ተስማምቶ እንደመለያ የሚቆጠር ነገር ሲሆን ለምሳሌ የአለባበስ ፋሽን ሊሆን ይችላል ያነጋገር እና የመሳሰሉትን መጥቀስ ይቻላል።

ታሪክ ማለት የአንድ ማህበረሰብ ከመነሻው አንስቶ አሁን እስከ አለበት፤ ከውድቀቱ እስከ ታላቅነቱ ድረስ የሚያትት ወይም ደግሞ የሚተርክ ሳይንስ ወይም ደግሞ የትምህርት ዘርፍ ነው።

አትክልት በጓሮችን ወይም ደግሞ በትልቅ ማሳይ የሚበቅሉ ለቤት ለምግብነት የሚያገለግሉ እንደ ጥቅል ጎመን ፣የሀበሻ ጎመን፣ ቀይ ስር ፣ካሮት የመሳሰሉት ምግቦች ናቸው።

ጸጉር ማለት በሰውነታችን ላይ በራሳችን እንዲሁም የተለያዩ የሰዉነት ክፍላችን ላይ የሚበቅል ሲሆን፤ ጸጉራችን የዉበት መለኪያ ሆኖ ያገለግላል። ለምሳሌ ራሳችን ላይ ያለው ጽጉር በጥሩ ሁኔታ ከተንከባከብነው የዉበታችን ምልክት ይሆናል።

ስራ ማለት የሰው ልጅ ገዘብ ለማግኘት እንዲሁም ደሞ ኑሮውን ለማሸነፍ ሲል የሚያደርጋቸው ወይም የሚከውናቸው ነገሮች ሲሆን ለምሳሌ ያክል ንግድን መጥቀስ ይቻላል እንዲሁም ደሞ ህክምና እንዲሁም የተለያዩ የስራ ዘርፎች አሉ።

የዱር እንስሳት በጫካ ወይም በዱር ዉስጥ የሚኖሩ ለሰዎች አደገኛ ወይም ደግሞ አደጋ ሊፈጥሩ የሚችሉ እንስሳት ናቸዉ። ለምሳሌ ያክል አንበሳ፣ ነብር እና የመሳሰሉት ይጠቀሳሉ።

መዝናኛ ሰዎች ራሳቸውን ከስራ መልስ ወይም ደግሞ ከስራ በኋላ ራሳቸውን ዘና ለማድረግ አእምሯቸውን ከስራ የደከመውን አእምሮ ለማዝናናት ሲሉ የሚጠቀሟቸው የተለያዩ ነገሮች ናቸዉ። ለምሳሌ ስፖርት ሊሆን ይችላል ወይም ደግሞ ፊልም ሊሆን ይችላል።

ባህል ማለት አንድ ማህበረሰብ በጊዜ ሂደት እያዳበረው ወይም ደግሞ ያካበተው የአመጋገብ ሊሆን ይችላል የጋብቻ ወይም የሰርግ ወይም ደግሞ የአኗኗር ዘዴ በአጠቃላይ ባህል እንለዋለን።

ተፈጥሮ ማለት በምድር ላይ ያሉ ህይወት ያላቸው ወይም ህይወት የሌላቸው ነገሮች በአጠቃላይ የሚይዝ ወይም ደግሞ አቅፎ የሚይዝ ነገር ሲሆን ዕፅዋት እንስሳት መሬት ዉሃ የመሳሰሉት በውስጡ ይገኛሉ።

ጥበብ ማለት የአንድን አካባቢ ወይም ደግሞ የአንድን ማህበረሰብ የአለባበስ ፣ የአነጋገር ወይም ደግሞ ሁኔታዎችን ፣ነገሮችን የሚገልጽ ቃል ሲሆን የተለያዩ ማህበረሰቦች የተለያየ ጥበብ አላቸው ።

ቤተሰብ ማለት እናት፣ አባት ልጆችን እንዲሁም ደግሞ በቤት ዉስጥ ያሉትን በሙሉ የሚገልፅ ሲሆን በአንድ ቤት ዉስጥ የሚኖሩ የሚገልፅ ሲሆን ቤተሰብ የሀገር ተቋም ወይም የሀገር ምሰሶ ነዉ።

ቤተሰብ በአንድ ቤት ውስጥ የሚኖሩ እናት ፣ አባት ፣ልጆች እንዲሁም ሌሎች የቤተሰብ ክፍሎችን የሚጠቅስ ሲሆን ቤተሰብ የሀገር ምሰሶ የሆነ ተቋም ነው ።

ሙዚቃ ማለት ሰዎች ራሳቸውን ለማስደሰት እንዲሁም ደግሞ ሃዘናቸውን ለመግለጽ እንዲሁም ደግሞ የተለያዩ የሆኑ መልእክቶችን ለማስተላለፍ ሲሉ የሚጠቀሙዋቸው ዘዴ ሲሆን የተለያየ የሙዚቃ ስልቶች በኢትዮጵያ ይገኛሉ ።

ማህበረሰብ በአንድ አካባቢ ላይ የሚኖሩ የራሳቸው የሆነ እምነት ፣ ባህል ፣ ወግ ፣ ልማድ ፣ የራሳቸው የሆነ የአስተራረስ ፣ የራሳቸው የሆነ የሰርግ የጋብቻ ዘዴ ያላቸው የህብረተሰብ ስብስቦች ናቸው ። የሰዎች ስብስብ ማለት ነው ።

ዜና ማለት ለአንድ ሁነት ለአንድ ክስተት የሚያትት ሲሆን የሱ ሪፖርት ዜና ሊሆን ይችላል። የፖለቲካ ዜና ሊሆን ይችላል። እንዲሁም ደግሞ የቢዝነስ ዜና ተብሎ ሊከፈል ይችላል። ዜናዎችን ከቴሌቪዥን እንዲሁም ከሬዲዮ ልናገኝ እንችላለን።

መጠጦች ሰወች እራሳቸውን ዘና ለማድረግ ሊሆን ይችላል። ወይም ደግሞ እራሳቸውን ፈታ ለማድረግ የሚጠጧቸው ነገሮች ናቸው ለምሳሌ የአልኮል መጠጦች ሊሆን ይችላል። እንዲሁም የለስላሳ መጠጦች ሊሆኑ ይችላሉ።

ፍራፍሬዎች የተለያዩ ንጥረነገሮችን እንደ ቫይታሚን ዲ እንደ ቫይታሚን ሲ የመሳሰሉትን እንድሁም ደግሞ ፕሮቲኖችን ለማግኘት ስንል የምንጠቀመው የምንመገባቸው ምግቦች ሲሆኑ ለምሳሌ ያህል ሙዝ ብርቱካን አቮካዶ ይጠቀሳሉ።

ማስታወቂያ አንድን ቁስ ወይም ደግሞ አንድን ድርጅት ለህዝቡ ወይም ደግሞ ለማህበረሰቡ ለማሳወቅ ወይም ለማስተዋወቅ የሚከወን ድርጊት ሲሆን ያንን ነገር ለህዝቡ ይበልጥ ታዋቂ እንዲሆን ያደርገዋል።

ትምህርት ሰዎች የተሻለ እውቀትን ለማግኘት የሚጠቀሙበት ዘዴ ሲሆን ትምህርት ከተለያዩ ነገሮች ይገኛል ከትምህርት ቤት እንንዲሁም የተለያየ መፅሀፍቶችን በማንበብ የሰው ልጅ ራሱን ሊያስተምር ይችላል።

ተፈጥሮ ማለት በውስጡ እጽዋት ፣ እንስሳት ፣ ሰዎች እንዲሁም ደግሞ የመሳሰሉ ጥቃቅን የሆኑ ነፍሳትን አጠቃላይ የሚይዝ ሲሆን ተፈጥሮ የራሷ የሆነ ህግ አላት ።

መሰረታዊ አገልግሎት አንድ ድርጅት ለደንበኛው ወይም ለተጠቃሚው ሊያቀርባቸው የሚገቡ አገልግሎቶች ሲሆኑ ደንበኛው እነዚህን አገልግሎቶች ካልተሟሉ መጠየቅ ወይም ደግሞ አቤቱታ ማቅረብ ይችላል ።

ባህል ማለት አንድ ማህበረሰብ በጊዜ ሂደት ያዳበረው ወይም ደግሞ ያካበተው የራሱን የሆነ የአመጋገብ ፣ ያለባበስ ፣ የትዳር ወይም ደግሞ የጋብቻ ዘዴ የመሳሰሉትን የሚገልጽ ነው ።

ፖለቲካ አንድ የሀገር መንግስት ህዝቦቹን ለማስተዳደር የሚጠቀመዉ ስርዓት ሲሆን በአለም ላይ የተለያዩ የፖለቲካ ስርዓቶች አሉ። ከእነዚህ ዉስጥ የካፒታሊዝም የሶሻሊዝም ስርዓት መጥቀስ ይቻላል።

መኖሪያ ቤት የሰው ልጆች እራሳቸውን ከአውሬ እንድሁም ከጠላት ለመከላከል ሲሉ ቀልሰው የሚኖሩበት መኖሪያ ሲሆን መኖሪያ ቤት እንደ አንድ መሠረታዊ ፍላጐት ይታያል።

ተፈጥሮ በአንድ በምድር ላይ ያሉ ህይወት ያላቸውን ህይወት የሌላቸውንም ነገሮች ጠቅልሎ የሚገልጽ ሲሆን ሆን ተፈጥሮ በውስጧ እጽዋትን እንስሳትን እንዲሁም አፈሩን ውሃውን ሁሉንም ጠቅሎ የሚይዝ ነገር ነው።

የቤት እቃዎች በቤት ዉስጥ ያሉ ለአንድ አንድ አገልግሎቶች የምንጠቀማቸዉ ቁሳቁሶች ሲሆኑ ለምሳሌ ያክል ወንበር፣ ጠረጴዛ፣ ቢላ እንዲሁም የመሳሰሉትን የሚወክል ይሆናል።

የጽህፈት መሳሪያ እቃዎች ማለት አንድን ጽሁፍ ለማድረግ ወይም ደግሞ ጽሑፍ ለመጻፍ ስንል የምንጠቀማቸው የተለያዩ እቃዎችን የሚገልጽ ሲሆን እስክርቢቶ ፣ ደብተር ፣ማስመርያ የመሳሰሉትን ይገልፃል ።

የቤት እንስሳት በቤታችን ውስጥ ወይም ደሞ ከቤታችን አቅራቢያ የሚኖሩ እንስሳት ሲሆኑ ለምሳሌ ያህል በግ፥ ዶሮ ፥ድመት እንዲሁም ደግሞ ውሻ መጥቀስ ይቻላል።

ልዩ ልዩ መሣሪያዎች የተለያዩ ስራዎችን ለመስራት ወይም ደግሞ ለማከናውን የሚጠቅሙን ወይም ደግሞ ሰዎች መሣሪያዎችን ሲሆኑ አካፋ እና የመሳሰሉትን መጥቀስ ይቻላል።

ምግብ ማለት የሰዉ ልጆች እራሳቸዉን ለማቆየት ወይም ደግሞ ጠቃሚ የሆኑ ንጥረ ነገሮችን ለማግኘት ሲሉ የሚወስዷቸዉ ነገሮች ናቸዉ። ለምሳሌ:-እንጀራ፣ ሽሮ የመሳሰሉት።

መሠረታዊ አገልግሎት አንድ ድርጅት ወይም አንድ ተቋም ሊሆን ይችላል ለደምበኛው የሚያቀርባቸው አገልግሎቶች ወይም ደግሞ ሰርቪስዎችን የሚገልጽ ነው ማለት ነው።

ማሽኖች በአንድ ድርጅት ወይም ደግሞ ፋብሪካ ዉስጥ ስራዎችን ለማቃለል ወይም ደግሞ አንድን ስራ ለመከወን የሚያገለግሉ ቁሶች ሲሆኑ ለምሳሌ የእንጨት መሰንጠቂያ ማሽን እንዲሁም ደግሞ የእንጨት ማለስለሻ ማሽን እንዲሁም መሰል ማሽኖችን የሚወክል ይሆናል።

የቤት እቃዎች በቤታችን ዉስጥ ለተለያየ አገልግሎት የምንጠቀማቸዉ ቁሳቁስ ሲሆኑ ለምሳሌ ቡፌ፣ ሶፋ፣ ወንበር፣ ጠረጴዛ እና የመሳሰሉትን እቃዎች የቤት እቃ እንላቸዋለን።

ልዩ ልዩ መሣሪያዎች የምንላቸው ስራን ሊያቀሉልን የሚችሉ ፣ በጣም ቀላል የሆኑ እቤት ለቤት እንዲሁም ደግሞ በተለያየ ቦታ ላይ የምንጠቀማቸው ቁሳቁሶች ናቸው ።

ህግ አስከባሪ የወጡ ህጎችንና ደንቦችን የሚያስከብሩ አካለት ሲሆኑ ለምሳሌ ፖሊስ ሚሊሻ መከላከያና የመሳሰሉት አካላት የወጡ ህጎችና ደንቦችን ለማስከበር ያገለግላሉ።

እፅዋት ማለት ለሰው ልጆች ለተለያየ አገልግሎት ጥቅም ላይ የሚውሉ እንደ ለምግብነት ቤት ለመስራት እንዲሁም ደግሞ ለተለያየ አገልግሎቶች ጥቅም ላይ የሚውሉ ነገሮች ናቸው ለምሳሌ ያክል ባህርዛፍ እና የመሳሰሉትን መጥቀስ ይቻላል።

የቢሮ እቃዎች በቢሮ ውስጥ የሚገኙ ስራዎችን ለማቀላጠፍ ወይም ደግሞ ስራውን ለማሳለጥ የሚያገለግሉ ለምሳሌ ወንበር ጠረጴዛ እንዲሁም የመሳሰሉት ነገሮችን ያጠቃልላል።

የውበት መጠበቂያዎች ማለት ሰዎች የተፈጥሮ ውበታቸውን የተሻለ ለማስዋብ ሲሉ የሚጠቀሟቸው ነገሮች ናቸው። ለምሳሌ ያክል ጥፍር ቀለም ሊሆን ይችላል የእጅ ጌጦች ሊሆኑ ይችላሉ እንዲሁም ደሞ የፀጉር ቅባቶች የመሳሰሉት።

መኖሪያ ቤት የሰው ልጆች እራሳቸውን ከጠላት ወይንም ደግሞ ከተለያዩ አውሬ እንስሳት ለመከላከል ሲሉ ቀልሰው የሚኖሩበት ሲሆን የተለያዩ የመኖሪያ ቤት አይነቶች አሉ። ለምሳሌ፦ ጭቃ ቤት ሊሆን ይችላል፥ ቢላ ቤት፥ እንዲሁም ኮንዶምኒየም ሊሆን ይችላል።

የቤት ዕቃዎች በቤታችን ውስጥ ያሉ ስራን ለመከወን ወይም ስራችንን ለመስራት የሚጠቅሙን እቃዎች ወይም ቁሳቁሶች ሲሆኑ ለምሳሌ መክተፊያ ቢላ ሊሆን ይችላል ባልዲ ሊሆን ይችላል ሳፋ የመሳሰሉት ናቸው።

ትምህርት የሰው ልጆች ዕውቀትን ለማግኘት የሚጠቀሙበት ዘዴ ሲሆን ትምህርትን በራሳቸው በንባብ ሊያገኙ ይችላሉ ወይም ደግሞ በትምህርት ተቋማት ሊያገኙ ይችላሉ የተለያዩ የትምህርት ተቋማት ሲኖሩ ለምሳሌ ዩኒቨርስቲን መጥቀስ ይቻላል።

ስራ ማለት የሰው ልጅ ራሱን ለማኖር ሲል ወይም ደግሞ ገንዘብ ወይም ገቢ ለማግኘት ሲል የሚሰራቸው ወይም የሚያከናውናቸው ድርጊቶች ሲሆን ፤ የተለያዩ የስራ አይነቶች አሉ ለምሳሌ ግብርና፥ ህክምና፥ ንግድ የመሳሰሉትን መጥቀስ ይቻላል።

ምግብ የሰው ልጆች ራሳቸውን ለማኖር ወይም ደግሞ ለማቆየት ሲሉ የሚወስዷቸው የተለያዩ ንጥረ ነገሮች የሚበሉ ነገሮች ናቸው ለምሳሌ እንጀራ፥ አትክልቶች ፍራፍሬዎችን መጥቀስ ይቻላል።

የቤት እቃዎች በቤት ውስጥ የሚገኙ የተለያዩ የሆኑ ቁሳቁስ የሚገልፅ ሲሆን የቤት እቃዎች ብዙ ግዜ ለተለያየ አገልግሎት እንጠቀምባቸዋለን። ለምሳሌ ያክል ቢላ፥ ባሊ የመሳሰሉትን መጥቀስ ይቻላል።

የህፈት መሳሪያ እቃዎች ማለት አንድን ጽሑፍ ወይም ደግሞ ጽሁፍ ለመጻፍ ስንል የምንጠቀምባቸው የተለያዩ ነገሮችን የሚገልጽ ነው ለምሳሌ ያክል ወረቀት እስክርቢቶ፥ ማጥፊያ የመሳሰሉትን ይገልፃል።

ፖለቲካ ማለት የአንድ ሀገር መንግስት ህዝቦቹን ለማስተዳደር ወይም ደግሞ ለመምራት የሚጠቀመው ስርዓት ወይም ደግሞ ዘዴ ሲሆን በዓለም ላይ የተለያዩ የፖለቲካ ስርአቶች ወይም ደግሞ ዘዴዎች አሉ።

ኤሌክትሮኒክስ የእለት ዕለት ስራዎቻችንን ለማሳለጥ ወይም ደሞ ለመከውን የሚያገለግሉን በኤሌክትሪሲቲ አማካኝነት የሚንቀሳቀሱ መሣሪያዎች ሲሆኑ ለምሳሌ ፍርጅ፥ ኮምፒዩተር፥ ስልክ የመሳሰሉትን መጥቀስ ይቻላል።

ባህል ማለት አንድ ማህበረሰብ በጊዜ ሂደት ያዳበረው ያመጋገብ ያለባበስና ያነጋገርና የጋብቻ ዘዴ ወይም ደግሞ ሁኔታ የሚገልፅ ሲሆን የተለያዩ ማህበረሰብ የራሳቸው የሆነ ወግ ባህል ልማድ አላቸው።

ተሽከርካሪዎች ሰዎች ራሳቸውን ከቦታ ቦታ ለማንቀሳቀስ ከሚጠቀሟቸው ነገሮች ሲሆኑ ለምሳሌ ያክል መኪና መጥቀስ ይቻላል።

ማስጌጥ ማለት አንድን አካል ወይም ደግሞ አንድን ቤት ሊሆን ይችላል። አንድን ነገር የተሻለ ውብ ማራኪ እንዲሆን ማድረግ ማለት ነው። የተለያዩ ነገሮች ተጠቅመን አንድን ነገር ልናስውብ ወይም ደግሞ ልናስጌጥ እንችላለን።

የቤት እንስሳት ከቤት ውስጥ ወይም ደግሞ ከአጥር ውስጥ የሚኖሩ ለሰው ልጅ ቅርበት ያላቸው እንስሳት ሲሆኑ ከእነዚህ ውስጥ ድመት፤ ውሻ፤ በግ፥ ላም የመሳሰሉት ይጠቀሳሉ።

መሰረተ ልማት መንግስት ለሰዎች የሚያቀርባቸዉ አገልግሎቶች ሲሆኑ ከመሰረተ ልማት ዉስጥ ትራንስፖርት ሊሆን ይችላል። የዉኃ መሰረተ ልማት ሊሆን ይችላል። እንዲሁም ደግሞ የመብራቴ የመሳሰሉት መሰረተ ልማቶችን ሊጠቀስ ይችላል።

ጫማዎች የሰው ልጆች እግራቸውን ለመሸፈን የሚለብሷቸው ነገሮች ሲሆኑ የተለያዩ የጫማ አይነቶች አሉ። ለምሳሌ ሲሊፐር እንደ ሸራ ጫማ እንዲሁም የተለያዩ ጫማ አይነቶች አሉ።

እፅዋት ማለት የተፈጥሮ አኬላት ወይም ደግሞ ተፈጥሮ ነገሮች ሲሆኑ ብዙ ጊዜ ለሰዉ ልጅ በጣም ጠቃሚ ናቸዉ። የተቃጠለን አየር ወደ ንፁህ አየር በመቀየር ያገለግላሉ።

ታዋቂ መሪዎች አባቶች በአንድ ማህበረሰብ ዘንድ የተከበሩ የእድሜ ባለጸጎች ሲሆኑ በዛ አካባቢ የሚነሱ የተለያዩ ግጭቶችን አለመግባባቶችን በሽምግልና የሚፈቱ አካላት ናቸዉ።